የ ፊዚዮ ተራፒ አገልግሎት ይህ የ አቃቂ እቅስቃሴ ድጋፍ የሚሰጥበት የ ትምርት ቤት አይነት ሲሆን የ ፊዚኦ ቴራፒ አግዲህ የ ወገብ እዲሁም ደግሞ የተለያዩ አግር ላይ ጉዳት በሚደርስባቸው ጊዜ የሚሰጡ የ ትምርት አይነትች ናቸው ።

ሾርቱኖቶች እነዚህ ከማስተማሪያ መንገዶች መካከል የሚመደቡ ሲሆኑ እነዚህ ሰዎች ተማሪዎች እንዲያነቡና ቶሎ እንዲረዱ በቀላሉ ለተማሪዎች የምናስረዳባቸው መንገዶች ናቸው።

የስነልቦና ባለሙያ የስነልቦና ባለሙያዎች በአዕምሮ እና ባህሪ ጤና ችግሮች ላይ በማጥናት እና በማከም ላይ ያተኩራሉ። የበንግግር ህክምና በምክር እና በስነልቦናዎች በመጠቀም ታካሚዎችን የአዕምሮ ህመሞችን ፣የባርይ ችግሮችን እና የስሜት መቃወስን እንዲቋቋሙ ይረዳሉ።

ወሲባዊ ምቾትና እርካታ የስነ ወሲብ ጤና ማለት ወሲባዊነት እንደ ተፈጥሯዊ እና አዎንታዊ የሰው ልጅ ተሞክሮ ማየት ማለት ነው። ሰዎች ደስ የሚያሰኝ እና የሚያረካ የወሲብ ሂዎት የማግኘት መብት አላቸው። የጤና ባለሙያዎች የፆታ ችግሮችን በመፍታት እና ጤናማ ግንኙነቶችን በማበረታታት የወሲባዊ እካርታን ለማሻሻል መርዳት አለባቸው።

የአዕምሮ ዕድገት ውስንነት ይህ እንደ ትምህርት ቤት ግን ደግሞ ቱሪዝም እና የተለያዩ የአዕምሮ ዕድገት ከእኩዮቻቸው ከመማሪያ ተማሪዎች ከራስ አልፎ የማስተማርና የተለያዩ ቤዚክ ነገሮችን የምናውቀው የሚደረግበት የትምህርት ቤት ነው።

የእንጨት ስራ ይህ ከእንጨት ጠረጴዛና ወንበር አልጋ መሥራትን የሚያጠቃልል የሥራ ዘርፍ ሲሆን፤ በዚህ የሥራ ዘርፍ እንግዲህ እንደሚታወቀው የወንዶች በብዛት የሚያተኩሩበት የሥራ ዘርፍ አይነት ነው። እነዚህ ባለሙያዎች ደግሞ የጋራ ባለሙያዎች ይባላሉ።

መፍትሔ የማግኘት መብት መፍትሔ የሚያመለክተው እያንዳንዱ ሰው በህግ ወይም በህገመንግስት የተሰጡት መብቶች ላይ ጥሰት በሚደርስበት ጊዜ ችሎታ ባላቸው ብሄራዊ የፍትህ ተቋማት ፍትህ የማግኘት መብት አለው። ይህ ማለት አንድ ሰው መብቱ ቢጣስ ቅሬታውን የማቅረብ መብት አለው።

ጉንፋን ጉንፋን ቫይረስ የሚከሰት የመተንፈሻ አካል በሽታ ነው ብዙ ጊዜ ትኩሳት ሰው መምራት የጉሮሮ መቅሰፍንና ነፍስ የመሳሰሉ ይታዩበታል ጉንፋን በዓለም ዙሪያ በየዓመቱ በስፋት የሚከሰት ሲሆን በተለይ በህጻናት ባረጋውያን እና ባለባቸው ሰዎች ላይ ለሞት ሊዳርግ ይችላሉ

በግብረ ጋ ግንኙነት የሚተላለፍ ኢንፌክሽኖች መምህራና ህክምናው የስነ ወሲብ ጤና አገልግሎቶች እንዴትኖችን በቀላሉና በሚስጥር መመርመር እና ማከመቻል አለባቸው ቀደም ብሎ መምህር የኢንፌክሽ ስርጭት ለመቅጣት እና በታካሚው ላይ ሊደር ስለሚችለው የረጅም ጊዜ የጤና ጉዳት ለመከላከል በጣም አስፈላጊ ነው

የስነ ተዋልዶ ካንሰሮችን መከላከል እና መመርመር ይህ እንደ የማሕፀን በር ካንሰር የጡት ካንሰር የማሕጸን ካንሰር እና የወንድ ዘርፍ ሬይ ካንሰር ያሉ በሽታዎችን መከላከልን በጊዜ መለየትን እና ማከምን ይመለከታል። በመደበኛ ምርመራ እና ገና በመጀመሪያ ደረጃ ካንሰርን የመለየት ያስችላል። እንዲሁም ኤችፒቪ ክትባትን የማሕጸን በር ካንሰርን ለመከላከል በሳይሚና ይጫውታል።

መዋለ ጻናት እነዚህ አንደኛ ክፍል በፊት የልጆች የሚቆዩባቸው ሲሆኑ ከአራት ዓመት እስከ ሰባት ሊወሰዱ የሚገቡ ትምህርት ቤቶች ናቸው

ፕረዘንቴሽን ወይም ደግሞ የ ተማሪዎችን እራሳቸውን በተማሪዎች ፊት ተነስቶ እንዲያስተምሩ የማዕረግ የማስተማሪያ ዘዴዎች መካከለ የሚመደብ ሲሆን፤ እነዚህ ማስተማሪያ ዘዴዎች በጣም ቀልጣፋና ምቹ የማስተማሪያ ዘዴዎች ናቸው። ተማሪዎች አንብበው ተዘጋጅተው ስለሚመጡ አሪፍ ነው።

ሀኪም ወይም ዶክተር ሀኪም በህክምና ስልጣን ያለው እና አጠቃላይ ህክምና እንክብካቤ የሚያስተዳደር ባለሙያ ነው ሀኪሞች በሽታዎችን መረምራሉ የህክምና ቅዱስ ያዘጋጃሉ መድሃኒቶችን ያደርጋሉ እንዲሁም ሌሎች የጤና ይመራሉ ላይ በተብስብ የሆኑ የጤና ችግሮችን የመፍታትና የተከታተል ዋነኛነት አለባቸው

የዮሲብ ጥቃት ሰለባዎች ድጋፍ የስነዮሲብ ጤና ከጥቃት ለመጠበቅ እና ከተከሰተ በኋላ ሕክምናእና የስነንቦናድጋፍ መስጠትን ያጠቃልላል ሰለባ የሆኑ ሰዎች የድንገተኛ ሕክምናን ክብካቤ ከኢንፌክሽን እና እርግዝ እና መከላከያ ማስረጃዎችን የመሰብሰብ እና ለአምሮ ጤና አገልግሎቶችን ማግኘት አለባቸው ድጋፍ ስሜታቸውን በሚጠብቅ መልኩ እና ከጥቃት ሰለባው ፍላጎት ጋር የተጣጣመ መሆን አለበት።

ቶክሲኮሎጂ ማለት መርዞች በሰውነት ላይ የሚያደርሱትን ጉዳት ማጥኗት ማለት ነው የአካባቢ ጤና ባለሙያዎች በአካባቢ ያሉ መርዛማ ንጥረ ነገሮች ምን ያህን ለሰዎች አደገኛ እንደሆኑ በመገምገም እና የመጋለጥ ደረጃን ለመቀነስ እርምጃዎችን በመወሰድ የሕዝብን ጤና ይጠብቃሉ።

ሕክምና ወይምደግሞ ቴራፒ ይህ መናገርች ግር ላለባቸው የሚሰጡ የምመድ ሲሆን በነዚህ ልዩ እንክልካብ የተደርጎላቸው ቀስ መከስ እንትሌሎችን ጀምረው እንዲረዱን የማረግ የትምጠኝ ነው፡፡

ኤች አይቪ ኤድስ ኤችአይቪ ኤድስ በሰው ልጅ የበሽታ መከላከል አቅም ማነስ ቫይረስ የሰውነትን የበሽታ መከላከል ስርዓት ላይ ያነጣጠረ ሲሆን፤ ሳይታከም ከቀረ ወደ ኤድስ ሊያድግ ይችላል። ኤች አይቪ በዋነኝነት በግብረ ስጋ ግንኙነት፣ ብደም ንክኪ ወይም ከእናት ወደ ልጅ በእርግዝና በወሊድ፣ በጡት ማጥባት ላይ ሊተላለፍ ይችላል። ኤች አይ ቪ በሰውነት ውስጥ ያሉትን የሲዲ ፎር ቲ ሴሎችን በማጥፋት ሰውነት እና ለኢንፌክሽን ለካንሰር ተጋላጭ እንዲሆን ያደርጋል።

የቀዶ ህክምና ባለሙያ የቀዶ ህክምና ባለሙያዎች በሽታዎችን የአካል ላይ ጉዳቶችን ለመመርመር እና የአካል ቀዶ ጥገና የሚያደርጉ ሐኪሞች ናቸው በተለያዩ ክህሎቶች የተካኑ ሲሆኑ ውስጥ ያሉ ችግሮችን በቀጥታ በማረም በመቁረጥ ማስወገድ ነው።

የእንስሳት እርባታ እነዚህ የስጋ የሚሆኑ እንስሳቶች እንዲሁም ለወተት ለሚሆኑ የክብት እርባቶችን ማድለብ እና ለገበያ ማቅረብ የሚጨምር የሥራ አይነት ነው።

የአውቶሞቲቭ ጥገና ይህ የመኪና፣ ሞተር እና አካል ጥገና የሥራ አይነት ሲሆን፤ እነዚህ ሞተሮችን ማስተከል ማውረድ መስቀል የመኪናዎች ጋር በጣም የተገናኘ የሥራ አይነት ነው።

ይህ አራተኛ ክፍል ብሔራዊ ፈተና ይህ የመጀመሪያ ደረጃ ሳይክል ማጠቃለያ ፈተና በአንደኛ ክልሎች መካከል የሚሰጥ የእግዛም ፈተናም ነው። የአንደኛ ደረጃ ተማሪዎችን ለመፈተን የሚሰት የእግዛም ፈተና ዓይነት ነው።

ለወተት ምርት የሚደረግ የከብት ዕርባታ የወተትዕርባታ ከፍተኛ መጠን ያለው ወተት የመስጠት ሀቅም ያላቸውን ዝርያዎች በማራበት ላይ አተኩሯል። ይህ ዓይነት ዕርባታ በአብዛኛው የሚተቀበረው በከተማ ር ዳርጃ አካባቢ ሲሆን ከፍተኛ የጥንቃቄ እና የንጽሕና አጠባብቅ ደረጃ ይጠይቃል። ዘመናዊ የወተት ዕርባታ ቴክኖሎጂዎችን በመጠቀም ለምህርት ዓማናት መጨመር ወሳይ ነው።